እዚህ ደሞ በጣም ታዋቂ እና ድንቅ የሚባል የሙዚቃ ፕሮዱሰር እና አቀናባሪ ኤሊያስ መልካ ነው ፤ በኢትዮጵያ ዉስጥ በጣም ተጽዕኖ የፈጠረ በጣም ጀግና የሚባል አርቲስት ነው ኤሊያስ መልካ ይባላል።

እነዚህ በምስሉ ላይ ተሰልፈው የምናያቸው የተሽከርካሪ አይነቶች ራይድ ብለን የምንጥራቸው የመጓጓዣ አይነቶች ናቸው ፤ እነዚህ ብዙ ጊዜ እንደ ታክሲ ያሉ ራይድ ብለን የምንጠራቸው ናቸው።

ይህ እንግዲህ ባለሁለት እግር ተሸከርካሪ ነው። ሞተር ስይክል ብለን የምንጠራው ማለት ነው። አብዛኛውን ጊዜ የምንጠቀምበት አይነት ነው። ያው ለእግር ጎዞ ከማድረግ በሞተር ስይክል መሄድ በጣም የሚያስፈራና አደጋም በጣም የተግለጠ የመጓጓዣ አይነት ነው እንደኔ ሃሳብ።

በምስሉ ላይ የምናያት መሰሉ ፈንታሁንን ነው። የመሰሉ ፈንታሁን ሙዚቃ ወይም ጎጃም ላይ ስለጎጃም ያወጣችው አንተዬ አመለ ሸጋው የማር ወለላው እያለች ስለልጁ የምታሞግስበት ጎጃም ላይ ወይም ደብረ ማርቆስ ያወጣችው ሙዚቃ ነው ይሄ።